እጅግ ከሚፎጣናር ከፍተኛ ቦታ ላይ አረንጓዴ ቢጫ ቀይ ፎጣ የለበሰና ባርኔጣ የለበሰ ሰው ይታያል። ቦታውም እጅግ የሚያስፈራና የሚያምር ከፍተኛ ቦታ ላይ ነው። የምኒልክ በር በመባል የሚታወቀው ተራራ ነው።

በጥንት ጊዜ የተሰራ መድፍ ነው። እንግሊዞችን አስሮ አጼ ቴዎድሮስ ያሰራቸው መድፍ የጥንት መድፍ ነው። በአሁኑ ሰአትም በአደባባይ ተቀምጦ ይገኛል።

እኒህ አባት አንድ አባት መግለጫ በመስጠት ላይ ይገኛሉ። ብዙ ማይክራፎኖችን ይዘዋል። ከኋላቸውም ብዙ ቀሳውስትና ዲያቆናት ይታያሉ።